ሄሊኮፕተር ከሦስት ሰው ወይም ከአራት ሰው በላይ መያዝ የሚችሉ በአየር ላይ የሚበሩ ተሽከርካሪዎች የሆኑ በተለይ ለሀገር ውስጥ ለሚደረጉ ጉዞ ተመራጭና የፖለቲካ ፓርቲዎች ወይም ትላልቅ የጦር አዛዦች የሚንቀሳቀሱበት በራሪ ሄሊኮፕተር ናቸው።

ልማት ሴት የሆነ እንስሳ ስትሆን ትምህርት ለወተት ምርት ከፍተኛ ጠቀሜታ ያለው እናም ዋጋው ውድ የሆነች ሲሆን ተፈላጊነቱ ወተት እንደሆነ ይታወቃል።

የኢላማ ስፖርት ይህ እንግዲህ በኢትዮጵያ እና በአፍሪካ ሀገራት ያልተለመደ ሲሆን ነገር ግን በውጩ ዓለም ጥይቶችን በመያዝ አልሞ የመምታት ስፖርት አይነት ነው።

ቢኒ በርገር በጣም ጣፋጭ የሆኑ እርጥቦችን ሳንዱች የሚያምርት የሚሰራው ወጣት ልጅ ሲሆን መገኛውም በአዲስ አበባ ሲሆን በጣም ብዙ ወረፋ የሚያስተናግድ ወጣት ነው።

አልወለድም የተሰኘው አቤ ጉበኛ ስላሉ የማህበራዊ ጉዳዮችን መልኩ ለማንሳት በጣም ተወዳጅ መሐፍ ነው የተሰኘው የአቤ ት ምድር ላይ ስላለው ፖለቲካዎች እና የማህበራዊ ጉዳዮችን መልኩ ለማንሳት በጣም ተወዳጅ ነው።

ሩጫ በጣም አድካሚ የስፖርት ዘርፍ ሲሆን የመቶ ሜትር እሯጮች በጣም ፈጥኖ የሚሮጡ ከሌላው ሯጮች ከሌሎች ሰፖርቶች አኳያ ፍጥነትን የሚጠይቅ የስፖርት አይነት ነው።

ቶርሽን ጫማ እነዚህ ጫማዎች በጣም የሚያምሩ እንደዚሁም ደግሞ ለእግር ተስማሚ ወይም ደግሞ ዝም ብለን ቀለል ያለ አለባበስ ለብሰን የምንለብሳቸዉ ጫማ አይነቶች ናቸው።

የስራ ቅጥር ማስታወቂያ ይህ እንግዲህ በትላልቅ ድርጅቶች ወይም በግለሰቦች ሊሆን ይችላል የሚወጣ የስራ ቅጥር ሆኖ በየቦርዱ በየሶሻል ሚድያው እንዲሁም ደግሞ በየጋዜጠው የሚለጠፍ የማስታወቂያ አይነት ነው።

አናናስ ከፍራፍሬ አይነቶች ውስጥ አንዱ ነው። ከፍራፍሬ በብጋኛው ሰዘንድ ተወዳጅ እና በጣም ጣፋጭ ሆነ የፍራፕራ ሃአይነት ነው ኒፕራፌዎችን ከለተለያዩ ነገሮች አገርግሎት የሚውሉ እና በጣም ጣፋጭ ስለሆነ ብዙ ሰውን የሚመገበው ፍራፍሬ ነው።

የኤልሻፕ ህንፃ በብሎኬት እና በሲሚንቶ የሚሰራ ሲሆን በአንድ ጊቢ ውስጥ የሚሠራ ለአንድ ቤተሰብ ብቻ የሚሆን መኖሪያ ቤት መኖሪያ ቤቶች ናቸው።

ላሊበላ ድንቅ ከሆኖ በቅዱስ ላሊበላ አብያት ቤክርስን ከተገነቡ ሕንጾች መካከል አንዱ ሲሆን ይህ እሪት ኢትዮጵያ ከመሬት ውደታች ሕንፃ ማነትን ማነጽን እያስተማረችበት ድንቅ እየጠበብ ነው።

ሐረግ ይህ የእጽዋት ዓይነት በጣም ቀጭር እና መሬት ስር ለስር የምሄድ ራሱን ቺሎ የማይቆም የእጽዋት ዓይነት ሲሆን እንደ አበባዎች እናም ደግሞ እንደ ዱባ አይነት እጽዋቶች ይህን የግንድ ዘር ይጠቀማሉ።

ኢትዮጵያ የሪፕሬዘንታቲቭ ፖለቲካ ፓርቲ ዓይነት ሲኖራት እያንዳንዱ ሰው የወረዳው የሚገኛውን ተመራጭ ወይም ደግሞ ተወካይ ይመረጥ እና በሕዙብ ተወካዎች ምክር ቤት ወንበርን ያገኝ ያደርገዋል። ይህ የኢትዮጵያ ፖለቲካ ፓርቲ ሥርዓት ነው።

የቅባት ህሎች እንደ ኑግ እንደ ቦሎቄ ያሉ ምግቦች በጣም በስፋት ለንግዱ አዋጪ ሲሆኑ ለፋብሪካ እቀዎች ጥሬቃነት ስለሚውሉ በቀላሉ ትርፍ ልናገኝባቸው ይችላለን።

ቤታችንም ከምናስጌጥባቸው መንገዶች አንደኛው የመብራቶች ናቸው እነዚህ መብራቶች ኮርነር ላይ የመገጠሙ የዜሮን ፖል መብራቶች ሲሆኑ ለቤታችን ቡበት እና ልዩ የሆነ ገጽጣን ይሰጠዋል

አክሱም ይህ ሃውልት በቀደምት ዘመን የተሠራ የኢትዮጵያን የስነ-ሕንፃ ክንባላ የሚያሳይ የሕንፃ ዓይነት ሲሆን ይህ እንግዲ ከሥር ከትልቁ ሀውል ሥር በእሮች እና መስኮቶች እንዳሉት ይነገራል።